የትምህርት ቤት ሰልፍ የምንለው ክላስ ከመግባታችን በፊት የኢትዮጵያ ባንዲራ እና የክልል ባንዲራዎች ለመስቀል የሚደረግ ሰለፍ እና ደግሞ ክላስ ጨረሰን ስንወጣ 11 ሰዓት ላይ የተሰቀሉ ባንዲራዎችን ለማውረድ የሚደረግ የሰልፍ አይነት ነው።

የትራፊክ መብራቶች: የትራፊክ መብራቶች ሶስት ሲሆኑ እነዚም አረንጓዲ ከላይ ቢጫ ከመሀል ቀይ ከመሀል ቀይ ከታች ነዉ። ቀዩ ሲበራ ቁም ማለት ሲሆን ቢጨዉ ሲበራ ደግሞ ተጠንቀቅ ማለት ነዉ አረንጓዴዉ ደግሞ ሂድ ማለት ነዉ።

ዉሻ ዉሻ የእቤት እንስሳት ሲሆን ዉሻ አብዛኛዉን ጊዜ የሚታወቀው በታማኝነቱ ነዉ።

በያይነት በያይነት በኢትዮጵያ ለምግብነት የሚውል የምግብ ዓይነት ሲሆን፤ የተለያዩ የምግብ ዓይነቶችን አካቶ በአንድ ሞሰብ ወይም በአንድ ትሪጋ የምናገኘው የምግብ ዓይነት ነው። ብዚውን ጊዜ በያይነቱ እየተባለ ይጠራ በኢትዮጵያ አጠራር።

የጥምቀት በዓል የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በድምቀት ከምታከብራቸው በዓላቶች መካከል አንዱ ሲሆን የጥምቀት በዓል በውጭ ከሚከበሩ በዓላቶች ውስጥም አንዱ ነው።

ፍራፍሬዎች የተለያዩ የፍራፍሬ አይነቶች አሉ ከእነዚህ መካከል ማንጎ ሙዝ ብርቱካን ፓፓያ ሎሚ መንደሬ ው የመሳሰሉ ይገኙበታል። እነዚህ አትክልቶች ለምግብነት ይውላሉ።

ቤት ጠጅ ቤት የምንለው ጠጅ የሚሸጥበት ቦታ ሲሆን የተለያዩ ማህበረሰቦች ሰብሰብ ብለው ለመጫወት ያመቻቸው ዘንድ ወደ ጠጅ ቤት ጎራ እያሉ ታጅ የተጎናጁዳቸው ይጫወታሉ

በተለያዩ ዲዛይን የተሰሩ የተለያዩ ውጤቶች መሸጫ ሱቆች ይታያሉ በእነቆችን የህፃናት አዋቂዎች የሴቶች እንዲሁም የተለያዩ አልባሳት ተንትኖ ባንኩሌቱ ነው ይታያሉ

በላሊበላ ውቅር አብያተ ቤተክርስቲያን ከሚከበሩ ታላላቅ ፓርቲዎች መካከል አንዱ የሆነው የጌታቸው የኢየሱስ ክርስቶስ የልደት በዓል ሲሆን ቤዛ ኩሉ በመባል የሚታወቀው የክብረ በዓል በድንገት ከሚከበር ውስጥ አንዱ ነው።

ሎሚ፦ ሎሚ የፍራፍሬ አይነት ሲሆን ሎሚ ከሌሎች የፍራፍሬ አይነቶች ለየት የሚያደርገው በአሲዳማነት ባህሪውና ኮምጣጤ በመሆኑና የተለያዩ ጥቅሞች አሉት።

ጌጣጌጥ ከጌጣጌጥ አይነቶች ውስጥ አንዱ የሆነው የአንገት ጌጥ ሲሆን የአንገት ጌጥ ከለተለያዩ ማዕድናት ሊሰራ ይችላል። ለምሳሌ ከወርቅ ፣ከብር ፣ከነሀስ ይሰራል። እነዲሁም ውብ ሁነን ለመታየት ያገለግላል።

ከመጓጓዣ አይነቶች ውስጥ አንዱ የሆነው ባጃጅ ሲሆን ባጃጅ ባለ ሶስት እግር ከተሞች የቅርብ ጉዞ እንዲሁም ደግሞ የውስጥ ለውስጥ መንገዶች ለማጓጓነት የሚያገለግል የመጓዣ አይነት ነው።

አጼ ሚኒሊክ እና ጣይቱ ለአድዋ ድል ትልቅ አስተዋጽኦ ያበረከቱ ዛሬ አንገታችንን ቀና አድርገን እንድንጓዝ ያደረጉ ጣልያን እንድትሸነፍ ያደረጉ ታላቅ መሪዎች ትልቅ ድል የፈፀሙ ታላቅ መሪዎች ናቸው።

የወንዶች የውበት ሣሎን የወንዶች ህይወት የወንዶችን ውበት ለመጠበቅ የሚሰራ እንዲሁም የወንዶችን በማስተካከል ፂማቸውን በማስተካከል አምረው እና ደም ይታየው የሚያደርግ ነው።

በምስሉ ላይ ኢትዮጵያ ወራቶች ተዘርዝረው ይተያሉ። እነሱም መስከረም ጥቅምት ዳር ታኅሳስ ጥር የካቲት መጋቢት መያዚያ ግንቦት ሰኔ ሃምሌ ነሐሴ ጳጉሜ ተብለው ል ተዘርዝረው ይተያሉ።

የመረብ ኳስ ጨዋታ የመረብ ኳስ ጨዋታ ከስፖርት አይነቶች አንዱ ሲሆን የመረብ ኳስ ጨዋታ ከሌሎች የጨዋታ አይነቶች ለየት የሚያደርገው ኳስን በእጂ የምንጫወትበት ዘዴ ሲሆን እንዲሁም ሜዳውም ከሌሎች ሜዳዎች ያነሰ ነው።

ቁርጥ ስጋ ቁርጥ ስጋ በኢትዮጵያ ከተለመዱ እንዲሁም ልዩ ከሆኑ ምግቦች መካከል አንዱ ሲሆን ቁርጥ ስጋ ማለት በጥሪው ስጋ ሳይብስል በጥሪው በተለያዩ ማባያዎች የምንመገበው የምግብ ዓይነት ነው። ከማባያዎቹ መካከል እንደ በርበሬ ፣ምጥሚጣ የመሳሰሉት ይገኙበል።

ሳለወርቅ ዘውዴ ሳለወርቅ ዘውዴ የኢትዮጵያ ፕሬዝዳንት ሆነው ያገለገሉ ሲሆን እኒህ ፕሬዝዳንት በአሆኑ ወቅት የስራት ዘመናቸውን ጨርሰው በእረፍት ላይ የሚገኙ መሪ ነበሩ።

ሹካ ማንኪያ ሹካ ማንኪያ በቤት ውስጥ የምንገረገልባቸው የቤት እቃዎች ሲሆኑ፤ ሹካ ማንኪያ እንደ ፓስታ እንዲሁም የተለያዩ የሚጠቀለሉ ዓይነት ምግቦችን ለመመገብ የምንጠቀምበት የቤት እቃ ዓይነት ነው። ከማንኪያ የሚለየው እንደ ተጠቅላይ የሆኑ ምግቦችን በቀላሉ ለማንሳት ስለሚያገለግልም ነው።

በኢትዮጵያ ከተለመዱ እንዲሁም ባህላዊ ኮውን መጠጦች መካከል አንዱ የሆነው ጠላ ሲሆን ጠላ በአብዛኛው በገጠሪቱ ኢትዮጵያ ክፍል የሚዘወተር የመጠት ዓይነት እንዲሁም በከተሞች በንዳንድ አካባቢዎች የተለመደ የመጠጥ ዓይነት ነው።

ሰውነት ቢሸዎ ሰውነት ቢሺዎ የኢትዮፒያ በራዊ ቡድንን በማሰልጠን ለብዙ ድል ያደረሱ የግና አስልጠኝ ነበሩ በአሁኑ ወቅት ራሳችውን ከሰልጠኝነት አግልለው ይገኛሉ፡፡

በሀገራችን ኢትዮጵያ በኋላዊ መጠጥ ከሆኑት መካከል አንዱ የሆኖ ጠላ በአብዛኛው በሀገራችን ቅጠራማ ክፍል በብዛት የሚጠቀም እንዲሁም በከተሞች አልፎ አልፎ ለመጠጥነት የሚወል የባህላዊ መጠጥ ሲሆን አብዛኘውን ጊዜ በግጠሪቱ ክፍል እና በበህላት ወቅት ይዘወተራል።